አትክልትና ፍራፍሬ አትክልትና ፍራፍሬ እንደሚታወቀው እንግዲህ ለሰውነታችን ለሰው ልጆች ጤና በጣም አስፈላጊ የሆኑ ምግቦች ሲሆኑ እየሸጡ እንመለከታለን በአሁኑ ሰአት ውድ ቢሆንም ለሰው ልጆቼና በጣም አስፈላጊ ናቸው

በምስሉ እንደምንመለከተው እንግዲህ የሚዛ ምልክት አለሙ የፈትነው ፍርድ ቤት ላይ ወይም ዳኞች ላይ የሚያ ፍርድ ቤት አገልግሎት የሚል ነው ማለት ነው የሚመጡት አለ

መልክዓ ምድር መልክዓ ምድር ከምንላቸው መካከል እንግዲህ ተራራማና መልክዓ ምድር እንመለከታለን ይህም እንግዲ ዛፎች ያሉበት ግራር የሚባል ያለበት ምልክቶች ሲሆን ይህም ተክል እንግዲህ ግራር በመባል ይታወቃል እንዲሁም ደግሞ ተራራ በጣም ወጣገባ የሆነ ተራራ እንመለከታለን።

ፋሽን ሾው ፋሽን ሾው እንግዲህ አልባሳትን ለማስተዋወቅና ለልብሱ ትኩረት ወይም አጽንኦት እንዲሰጡት ሲሆን በምስሉ ላይ እንደምንመለከተው ልጅቷ ወይም ሴቷ ባህላዊ የጥበብ ልብስን በማስታወቅ ላይ እንመለከታለን።

ይባላል የተሽንኩርትና የተለያዩ ደግሞ ዘይት እንዲሁም ተደርጎ ይደረግበትና ለምግብነት ይዉላል ይህ እንግዲህ የሚጣፍጥ ምግብ ነው

ጫማ የምንመለከተው ከጫማ አይነቶች ውስጥ አንዱ ሲሆን ሸራ ጫማ በመባል የሚታወቅ የማይነት ነው የሆነና እንቀሳቀስበት ጊዜ ምቾት የሚሰጠን አይነት ነው።

ወርቅና ጌጣጌጥጥ የምንለው እንግዲህ ከወርቅ ከመደበ ከተለያዩ ከሚያወሩ ነገሮችን የተሰራው መዋቢያነት የምንጠቀምበት ሲሆን ደግሞ

ጉደር ጉደር ማለት የአልኮል መጠጥ ሲሆን በጣም ከፍተኛ የሆነ አልኮሊክ ባህሪይ ያለው ሲሆን እንዲሁም ባለትዳር ወይም ፍቅረኛሞች ራሳቸውን የሚጠጡት የመጠጥ አይነት ነው።

በምስሉ የምንመለከተው እንግዲህ በጎች አሉ እነዚህም በጎች ደግሞ እንደሚታየው እንግዲህ ሰውየው በጎችን እየተንከባከበ ነው። የተለያዩ ሚጠጡትን ኘርረ ሰጧቸው እያጠጣ እንመለከታለን እንዲሁም ከበስተጀርባው ደግሞ ለበጎች እና ለተለያዩ እንስሳት የሚሆን የከብቶች የመኖሪያ ቤት እናያለን።

በምስሉ እንደምንመለከተው እንግዲህ ዜና መጽየት የሚለው ዜና ሰዓቱ ላይ ኤቢስ የዜና ሰዓቱን በማቅረብ ላይ ይገኛል ማለት ነው ይህም የዜና ሰዓቱን በዋናነት የሚያተተው የመሬት ይዘታ መዝገባ መቋረጥ ያማለት መሬት ይዘታ መቋረጡን የሚያመላክት ኤቢስ ዜና ነው።

ከምግብ አይነቶች ውስጥ አንዱ ሲሆን ይህ ደግሞ የእንቁላል ፍርፍር በቃርያ ተደርጎ ለምግብነት የተዘጋጀ ምግብ ሲሆን ይህ ምግብ ደግሞ ለሰውነታችን በጣም ጠቃሚ እና አስፈላጊ የሆነ የጾም ምግብ ነው።

የሚያመለከተው እንግዲህ በባህርዳር ከተማ የሚገኘውን የጣና የቅንነት ቤተክርስቲያን እና አካባቢውን የሚያመለከት ሲሆን በጣም ደስ የሚል የተፈጥሮና ቤተክርስቲያኑ ያለበትን ቦታ አስውቦ ያሳያል

ለስላሳ መጠጦች ከለስላሳ መጠጦች ውስጥ አንዱ ማንጎ ጁስ በመባል የሚጠራው ሲሆን ይህ ጁስ እንግዲህ ለሰውነት ተስማሚ እንዲሁም ህመም ሲሰማን ከህመማችን ለማገገም የሚረዳን የመጠጥ አይነት ነው።

መጠጦች ከመጠጦች መካከል አንዱ የሆነው በደሌ በመባል የሚታወቀው ይህ መጠጥ ዓይነት ሲሆን ይህ መጠጥ በሚጠጣበት ጊዜ ጥሩ እርካትን ለማግኘት እና ምሮን ዝና ለማድረግ የሚያገለግል የአልኮል መጠጥ ነው። ይህም ከመጠጦች ውስጥ አንዱ ነው።

አሚኮ አማራ ሚዲያ ኮርፖሬሽን በመባል የሚታወቀው የመረጃ ምንጭ ሲሆንህ መረጃ ምንጭ መረጃዎችን ለማብረሰው በማድረስ የሚታወቅ ተወዳጅ ሆነ የሶሽል ሚዲያ ዘርፍ ነው ይህሬድዮ ጣቢያ አማራ ሚዲዮ ኮርፖሬሽን ይባላል፡፡

አርማ አርማ ማለት የአንድነገር መለያ የራሱ የሆነ ልዩ አርማ ወይም መለያ ሲሆን፤ ይህም አርማ አፍሪካ ዩኒዮን ወይም የአፍሪካ ህብረት የራሱ የሆነ ልዩ መለያቸው ነው። ይህም አፍሪካ አንድነትን የሚያመለክት የራሱ መለያ ነው።

አሳ አሳ ለምግብነት የምንጠቀመው ከውኋ የሚገኝ የእንስሳት ሲሆን የም ደግሞ ለሰውነታችን ጤና እና አስፈላጊ የሆነ እንዲሁም የአምሯችንም ፍጥነት የሚጨመር የምግብ አይነት ነው፡፡

ዋልያ ቤራ ዋሊያ ቤላ ከአልኮልነው። ጠጦመጠጦች ውስጣ አንዱ ሲሆን እየአልኮል መጠጥ አምሮን ዘና ለማድረጋ ሊያም ደግሞ ሰዎች ለመዝናናት ብለው የሚጠቀሙት የመጠጣ ዓይነት ነው እንዲሁም ደግሞ በጣም ከበዛ በምሮ ላይ ክፍተኛ ጉዳት ሊያስክትል የሚችል የመጠጣ አይነት ነው

ገጠራማ አካባቢዎች በመምስሉ እንደምንመለከተው እንግዲህ በሀገራችን የእልካምድር የሚያመላክት ሲሆን በጣም ተራራ እንዲሆም እንደሞወጣ ገባ የበዛበት አካባቢኝ ያመላክታል እንድም ዛሀፍም ለበት ህ የገጠራማውን አካባቢ የሚያሳ ይ ምስል ነው።

ማይክ ወይ የድምፅ ማጓያ ማይክራፉን በመባል የሚታወቀው ድምፅ እንደመቅ ዕሩቅ ቦታ እንዲሰማ ለማድረግ የሚነጠቀምበት የቴክኖሎጂ ውጤት ሲሆን ይህንም በመጠቀም ደግሞ ድምፃችን ተለያዩ ቦታዎች ወይም እሩቅ ቦታ ድረስ እንዲሰማ እናደርጋለን።

በኢትዮጵያ ወርቶዶክስ ተዋዶምንት ተከታይዘንድ እንግዲህ ካህናቶቹ የወረብ ስነስራት ወይም ወረብ እያቀረቡ እንመለከታለን እንዲሁን ከወጀር በያለው መማኑ ደግሞ ወረቡን እየተከታተለ እና የሚያሳይም ስል ነው፡፡

አትክልትና ፍራፍሬ ክምንላቸው ውስጥ በጣም ብዙ አይነት አትክልትና ፍራፍሬ የሚገኙ ሲሆን ይህ በምስሉ የምንመረከተውን ግዲ የተለያዩ አትክልትና ፍራፍሎች ለመሸጥ የተዘጋጀ ነው ሞዝ ማንጎ አቡካዶ እና ሌቶች አትክልትና ፍራፍሬዎች ሲኖሩ እነዚህ አትክልትና ፍራፍሬዎች ለሰውነታችን በጣም አስፈላጊ ናቸው።